በዚህም ምስል በተለያዩ ቀለሞች የተሠራ ጥልፍ ይታያል። ከእነዚህም የቀለም ዓይነቶች መካከል ጥቁር፣ ቢጫ፣ ቀይ፣ አረንጓዴ እንዲሁም ነጭ ይገኙበታል። ይህንም ጥልፍ የሚሠራው በመርፌ እና በአቡጀዴ ነው።

በዚህ ምስል እንደምንመለከተው በአንድ ማሳጅ ጎንበስ ብላ የቆመች አንዲት ሴት ትታያለች ይህች ሴት በእጇ የብረት መቆፈርያ ይዛለች።

በዚህ ምስል ላይ እንደምንመለከተው አንድ አስገራሚ የተፈጥሮ አቀማመጥ ያለው ቦታ ይታያል ይህም ቦታ ክብ ሲሆን መሀል ላይም የሚፈሉ ወይም የሚንተከተክ እሳተ ገሞራ ይታያል በዚህ አካባቢ አንድ ሰው ቁሞ እየተመለከተ ይታያል።

በምስሉ ላይ እንደምንመለከተው በአንድ ቤተ ክርስቲያን ላይ የተሰበሰቡ ምእመናን ይታያሉ ፊት ለፊት የሚታየው ቄስ ደግሞ ጥቁር ካባ አድርጓል።

በዚህ ምስል እንደምንመለከተው አንደኛው ፎቅ ላይ የተለጠፈ ታፔላ ይታያል በዚህ ታፔላ ላይ የኢሚግሬሽን ዜግነት አገልግሎት የሚል ፅሁፍ ይነበባል።

በዚህ ላይ እንደምመለከተው አንድ እጁን ላይ የከተማ ጥቁር የሚያመርዘች እያደረገ ነጭ ቀለም ያለው ሰው ይታያል ልጅ ፀጉሩ በጣም ያምራል እንዲሁም ጅንስ አድርጓል

በዚህ ምስል ላይ እንደመለከተው አንድ ወንድ እና አንድ ሴት የአፍሪ ኸርባል የጽጉር ቅባትን ይዘው እየታቁ ይታያሉ። እንዲሁም ሴቶች እና ወንዶች ወደው እና ፈቅደው ያለምንም ልዩነት የሚጠቀሙት አፍሪ ኸርባል የጽጉር ቅባት ነው የሚል ጽሁፍ ይታያል።

በዚህ ምስል ላይ እንደምንመለከተው በአንድ ሜዳማ የገጠር አካባቢ ላይ የተሰበሰቡ ሰዎች ይታያሉ። ነዚህሰዎች ጋቢ የለብሱ ናቸው ከሺለፊታቸው ደግሞ በሙሰቦች የቀረቡ እንጀራዎች ይታያሉ።

በዚህ ምስላይ እንደሚታየው አንድ በጣም የሚያምር ዲኮር ያለበት አዳራሽ ይታያል .።በዚህ አዳራሽ ላይም በጣም የሚያማመሩ አበባዎች እንዲሁም ከጠረጴዛ ላይ የተቀመጡ ብርጭቆዎች ይታያሉ። ከአበቦቹ ጀርባ ደግሞ የተሰቀለ መጋርጃ ይታያል።

በዚህምሥላል አንድ በጣም እረጃዥ ቀንዶች ያላት የዱር እንስሳት በአንድ ዛፎች በተከበበ እንዲሁም ሳሮች ባሉበት አካባቢ ላይ ቁማት ትታያለች። በቆዳዋ ላይም ነጫጭ ነገሮች ጥብጡ ብያሉ ይታያሉ።

በምስሉ ላይ እንደምንመለከተው ከመስታወት ፊት ለፊት የተቀመጠች ጥቁርና በጣም ረጅም የሚያምር ጸጉር ያላት ሴት እናያለን። ጸጉሯንም በሚያምር መልኩ ዌብ ተሰርታለች